ይሄ ምንመለከተው ከባህላዊ የህክምና ዘዴዎች ውስጥ አንዱ ሲሆን ይህም ለጀርባ ህመም ለራስ ምታትና ለትኩሳት እና ለተለያዩ ነገሮች ፍቱን መድሃኒት የሚሰጥ የባህላዊ ህክምና ዘዴ አንዱ ነው።

በዚህ ምስል ላይ የምንመለከተው ከመሰረታዊ አገልግሎቶች ውስጥ አንዱ ሲሆን ይህም የኤሌክትሪክ ደረጃ ነው። የኤሌክትሪክ ደረጃ ስዎች በመቆም ወደታች እና ወደላይ ምንም ጉልበት ሳይጠቀሙ መውረድ እና መውጣት እንዲችሉ ያደርጋል።

በዚህ ምስል የምንመለከታቸው ሕፃናት ዩኒፍርም ለብሰው የምስክር ወረቀት እያሳዩ ፎቶ ሲነሱ ሲሆን ልጆችም ግማሹ ጭንብል አርገዋል። ከገኛቸው ትልቅ ስፒከር አለ።

ይሄ ምስሉ ላይ የምንመለከተው ፖለቲከኛ ሲሆን እሱም በኢትዮጵያ ብዙ ስራዎችን በመስራት የሚታወቅ ዝነኛ ፣ታዋቂ የፖለቲካ አባት በመሆን የሚታወቅ ሙሁር ሰው ነው።

በዚህ ምስል የምንመለከተው የፖለቲከኞች ስብሰባ ሲሆን ይህም ስብሰባ ሁኔታ በጥሩ ሁኔታ እየተጓዘ ነው ታከለ ዑማ ኢንጅነሩ መግለጫ ሲሰጥ ነው።

ምስል ላይ የምንመለከተው የምንመለከተው አንደኛው የኢትዮጵያ የቴሌኮሙኒኬሽን አገልግሎት ሰጪ ማስታወቂያ ሲሆን እንደምናየው ያልተገደበ ፍጥነት በየትኛውም ሰዓት እንዳለና እግር ኳስን ያለምን መቋረጥ እንደሚችል የሚያሳይ ማስታወቂያ

በዚህ ምሰስል ላይ የምንመለከተዉ የተለያዩ የማህበረሰብ ክፍሎች ተሰባስበው ስብሰባ እያካሄዱ ነዉ። ከፊትለፊትም በጣም ብዙዎች ሰዎችን የሚታዩ ሲሆን ስለኮሚሽኑ የባለድርሻ አካላት ምክክር እያካሄዱ ይገኛል የሚል ፁሁፍም ይታይበታል።

ይሀ በምስሉ ላይ የምንመልከተው ከአማራ ሚዲያ ኮርፖሬሽን ቀጥታ ከባህርዳር የሚተላለፍ ዜና ሲሆን፤ ምስሉ ላይ የምንመለከተው አንድ የክልሉ ባለስልጣን ነው። ይህም ሰአቱ ሶስት ሰአት ከሃምሳ ሰባት ደቂቃ ላይ የሚተላለፍ ነው።

በዚህ ምስል ላይ የምንመለከተው ፍራፍሬ ሲሆን የፍራፍሬውም ስም አቦካዶ ነው። ምስሉ ላይ ስምንት አቦካዶዎች ወደ ጎን ተደርድረው እናያቸዋለን።

እዚህ ምስል ላይ የምንመለከተው ማስታወቂያ ሲሆን ማስታወቂያ የተባለ የፕሮቲን ውሰትን ለማስታወቅ የተዘጋ ነው እንደምታዩት ነች ይሆንና 900 ግራም መያዝ የሚችል ነው

በዚህ ምስል ላይ የምንመለከተው የፋሽን ትርዒት ሲሆን፤ እንደሚናየው የተለያዩ ሴቶች የተለያዩ ሀገር የባህል ልብሶችን ለብሶ እያሳዩ ይገኛሉ። ከኋላቸው በጣም ብዙ ሰዎች ቆሞ እነሱን እያዩ ነው።

በዚህም ምስል የምንመለከተው ቅርጫት ሲሆን ይህም ቅርጫት ለተለያዩ ነገሮች አገልግሎት በመስጠት ይታወቃል፡፡ ቅርጫትም ብዙ ዕቃዎችን ፍራፍሬዎችን ጥራጥሬዎች እና የተለያዩ ነገሮች ለመያዝ የምንጠቀምበት መያዣ ያለው ለ ዕቃ ነው።

ምስዕሉ ላይ የምንመለከተው ባህላዊ ልብስስኖን ከጎን ያለው የጎንደር ልብስ ከነጩ ደግሞ የጎጃም ባህላዊ የሴቶች አለባበ ስሆኑ አሸንጎሊት ላይ ይታያል፡፡

በዚህ ምስል የምን መለከተው መስቀል ሲሆን መስቀሉም ከብረተተሰራ መስቀል ነው በመስቀሉ ራይም የተለያዩ የመለአክት ስዕሎች ስኖሩ በእግእዝም ጽብ ተጽፎበታል።

በዚህ ምስል ላይ የሚንመለከተው የሕፃናት የመማሪያ ደብተር ሲሆን ለደረጃ አንድ ቅድምዕ አንድኛ ሕፃናት መለማመጃ ደብተር የሚላለው ከታችም ስብ መጻፊያ እና የትምህርት ቤት ስብ መጻሐፊያ ስኖሮ የተለያዩ ስዕሎችም አሉበት።

ይሄ ምስሉ ላይ የምንመለከተው ማር በመባል ይታወቃል። ማርም በኢትዮጵያ በተለያዩ ቦታዎች ይመረታል። ይህም በጣም ጣፋጭ የሆነና ለሰው ልጆች ጠቃሚ ነው። ከጎኑ የምናየው ደግሞ ሎሚ ሲባል እሱም ለማር ጥሩ የሆነ ማባያ ነው።

ይህ የምንመለከተው የእቃ መስሪያ ድርጅት ሲሆን ስሙም ጣውላ ቤት ይባላል። እዚህም ጥሬ እንጨቶች ገብተው ተልገው ተስተካክለው የተለያዩ ወንበሮች ፣መቀመጫዎች፣ አልጋዎች የሚሰሩበት ቦታ ሲሆን እነዚህ ህፃናትም ከሰራተኞች መካከል አንዳቸው ናቸው።

በዚህ ምስል የምንመለከተው ሕፃናት አንድን ወንበር ስርቶ ሲያሳይ ሲሆን ይህም ከጣውላና ከእንጭ የተተሠራ ነው ሕፃኖ ልጁ ማስከርጓል አንገኛ ኮፍያ አርጓል በፊት ለፊታቸውም ሜቲርና መጋዝ ይናይለን።

ይሀ አንድን ድርጅት የሚገልጽ አርማ ነው ይሄ የሚገጸው ፌስቡክ የተባለን የግል ድርጅት ሲሆን ይህም ማህበራዊ ሚዲያ ነው። የተለያዩ ነገሮችን ሰዎች የሚለጥፉበት ሃሳባቸውን የሚያጋሩበት ከሰው ጋር የሚገናኙበት ፣ማህበራዊ ሚዲያ ነው።

ይሄ ምስሉ ላይ የምንመለከተው መሳሪያ የሙዚቃ መሳሪያ ሲሆን ለተለያዩ ሙዚቃዎች በጣም በሚያምር ፣ በጣም ደስ በሚል ለሙዚቃው ለስላሴ በመስጠት የሚታወቅ የሙዚቃ መሳሪያ ነው።

ይሀ ምስሉ ላይ የምንመለከተው ጌጣጌጥ ሲሆን፤ ኢትዮጵያ ዉስጥም ብዙ ቦታዎች በመገኘት ይታወቃል። ዉስጡም ከላዩም ከወርቅ በመሰራት ሴቶች በጣም የሚዋቡበት ዉብ የሆነ ጌጣጌጥ ነው።

ይሄ ምስሉ ላይ የምንመለከተዉ የተለያየ የቤት ማስጌጫዎች ሆኖ በቦታዉ ስዕል ማስቀመጫ ወንበሮች የተለያዩ ቅርጫቶች ይገኛሉ። እነዚህ ቤትን ለማስጌጥ እና ዉብ የሆኑ እቃዎች ናቸዉ።

ይሄ የምንመለስተው ጋዜጣ ሲሆን ጋዜጣውም ሪፖርተር ጋዜጣ በመባል ይታወቃል። ይህም በኢትዮጵያ በተለያዩ ጊዜያት በየጊዜያት የሚወጡ መረጃዎች ለህዝብ በማድ የሚታወቅ ታዋቂ የሆነ የጋዜጣ ድርጅት ነው።

ይሄ ምስሉ ላይ የምንመለከተው የኦርቶዶክስ ቤተክርስቲያን የቅዱስ ገብርኤል ስዕል አድኅኖ በግለሰብ ቤቶች ውስጥ የተሰቀለ ነው። በምስሉ የምንመለከተው መልአኩ ገብርኤል ነው።

ይሄ የምናየው ደግሞ ጌጣጌጥ ሲሆን ሴቶች የሚጠቀሙት የመዋቢያ አይነት ነው። የእጇ የያዘችው ጌጥ ሲሆን አንደኛው ደግሞ ጆሮዋ ላይ አድርገዋለች። እንደሚታየው በጣም ውብ የሴቶች የመዋቢያ ጌጣጌጥ ነው ።

ይህ ምስሉ ላይ የምንመለከተው በኢትዮጵያ የተደገሰ ሰርግ ሲሆን እንደምናየው ፊትለፊት ላይ ሙሽሮች አሉ። የተለያዩ በነጭ መኪናዎች ታጅበው እየመጡ ነው። አብዛኛውን ጊዜ የኢትዮጵያ ሙሽራ የኢትዮጵያ ሰርግ ይሄንን ይመስላል።

ይህ ምስሉ ላይ የምንመለከተው የኢትዮጵያ አማርኛ ፊደል ሲሆን ከሀ እስከ ፐ ያለ ነው። እያንዳንዱ ቃላት የራሳቸው ስድስት መስመር ሲኖራቸው ሀ ሁ ሂ ሃ ሄ ህ ሆ ብሎ በመጀመር ፐ ፑ ፒ ፓ ፔ ፕ ፖ ብሎ ይጨርሳል ይህም የኢትዮጵያ ብቸኛው ቋንቋ ያደርገዋል።

ይህ የምንመለከተው ውስጡ ያለው ፈሳሽ በረኪና በመባል የሚታወቅ ሲሆን የተለያዩ ልብስ ለማፅዳት የምንጠቀመው አይነት ። እቃውን የያዘው ደግሞ ጄሪካን በመባል በኢትዮጵያ ይታወቃል።

ይሀ ምስሉ ላይ የምንመለከተው ህንጻ ሆቴል ሲሆን መገኛውም በኢትዮጵያ ነው። የሆቴሉ ስምም አሲኗራ ሆቴል ይባላል። ፊትለፊቱ መኪናዎች አሉት በሳይክል የሚሄዱ ልጆችም ይታያሉ። ቦታዉም ዉብ ሆቴል ነው።

ይህ የምንመለከተው መሳሪያ ቱቦ በመባል ይታወቃል። ይህም ለተለያዩ ነገሮች ለውሃ፣ ለአንዳንድ ፈሳሾች ከአንድ ቦታ ወደ አንድ ቦታ ለማስተላለፍ የምንጠቀምበት አይነት መሳሪያ ነው።

ይሄ ምስሉ ላይ የምንመለከተው ህንፃ ይህ አዲስ አበባ ከተማ አስተዳደር ከንቲባ ቢሮ ሲሆን የሚገኘውም በአዲስ አበባ ፒያሳ በሚባል ቦታ ነው። ህንፃው አሁን ታድሶ ይሄን ይመስላል።

ይሀ ምስሉ ላይ የምንመለከተው አትክልት ሲሆን የአትክልቱ ስም አፕል በመባል ይታወቃል። በኢትዮጵያ በተለያዩ ቦታዎች ቢገኝም ለተለያዩ ጤናዎች ከምግብ ቡሃላ ከምግብ በፊት ስፖርተኛ የሚተቀመው በጣም ጥሩ የሚባል አይነት የአትክልት ዘር ነው።

ይህ ምስሉ ላይ የምንመለከተው የሙዚቃ መሳሪያ ሲሆን ስሙም በኢትዮጵያ ክራር በመባል ይታወቃል። ለተለያዩ የሙዚቃ ስራዎችንና ለሃይማኖት መዝሙሮች የምንጠቀመው መሳሪያ ነው።

ይሄ ምስሉ ላይ የምንመለከተው ካፌ ወይም ሬስቶራት ሲሆን በጣም የሚያምርና ውብ እይታ ያለው አሰራሩ በጣም የሚያምር የሚያምር ካፌ ነው። መቀመጫዎችም የተሰሩት ከእንጨት ብቻ ነው።

ይሄ ምስሉ ላይ የምንመለከተው ጌጣጌጥ ሲሆን እያንዳንዳቸው የእጅ ቀለበቶች ናቸው። የዳመንድ ቀለበትም አለ። የሌሎች ቀለበቶችም አሉ። በጣም የሚያማምሩ።

ይህ የምንመለከተው በኢትዮጵያ በተለያዩ ክፍሎች በድሮም ጊዜ ሆነ በአሁን ጊዜ ሰዎች ውሃ ለመቅዳት የሚያደርጉት ሰልፍ ሲሆን የሚቀዱትም እቃ እንስራ በመባል ይታወቃል ይሄ ለህዝብ አገልግሎት የቀረበ የውሃ መስጫ ቦታ ነው።

ይሄ ምስሉ ላይ የምንመለከተው አርማ ሲሆን አርማውም የሚገልጸው የኢትዮጵያ ኤሌክትሪክ አገልግሎትን ነው። ይሄ አርማ ካየን የኢትዮጵያ ኤሌክትሪክ አገልግሎት መሆኑን ማወቅ በቀላሉ እንችላለን።

ይህ ምስል ላይ የምንመለከተው የኢትዮጵያ ቱሪዝም መዳረሻ ሲሆን በጫካዎች መካከል የሚገኝ አንድ የድንጋይ ተራራ አለው። የቱሪስት መዳረሻ ነው።

ይሄ ምስሉ ላይ የምንመለከተው መሰረተ ልማት ሲሆን መሰረተ ልማቱም የሚገኘው በኢትዮጵያ አማራ ክልል በጎንደር ከተማ የፋሲለደስ ቤተመንግስት ነው። ይሄ አሁን እንደዚህ የምናየው ከታደሰ በኋላ ያለው የቤተመንግስቱ አቋም ይሄንን ይመስላል።

ይሄ ምስሉ ላይ የምንመለከተው ግለሰብ የጉልበት ሰራተኛ ሲሆን ስራውም የጋራጅ ሰራተኛ ነው። ጋራጅ ሰራተኛ መሆኑን የምናውቅበት የመኪና ነፋስ መስጫ ያለው። እጁ ላይ ቡለን ይዟል። እና በተለያዩ ነገሮች ማወቅ እንችላለን።

ይሄ ምስሉ ላይ የምንመለከተው የዉበት መጠበቂያ አፍሪ ሀርባል የሚባል የጸጉር የጸጉር ሻምፖ ሲሆን ጥቅሙም ጸጉራችን እንዳይደርቅ እና ልስላሴ እንዲኖረው ይጠቅመናል።

ይሄ ምስል ላይ የምንመለከተው ማስታወቂያ ነው ።ማስታወቂያውም የባርና ሬስቶራንት ሲሆን ገኒ ጋ የሚል ባር እና ሬስቶራንት ነው ።በቤቱም የተለያዩ ባህላዊ የውጭ ምግቦች የሚገኙ ሲሆን የተለያዩ መጠጦችን ማግኘት እንችላለን ።

ይሄ የምንመለከተው ደግሞ የገጠር ትስስር እና ተደራሽነት ለምግብ ዋስትና ፕሮግራም ህዝቦችን አሰባስቦ ስብሰባ እየተደረገ ይገኛል። ፊትለፊት ላይ የምናያቸው ምስሉ ላይ የምናያቸው ሰዎች የአካባቢው አሰባሳቢዎች የአካባቢው መሪዎች ናቸው።

ይህ ምስሉ ላይ የምንመለከተው ምስል ደግሞ እጽዋት ፍራፍሬ ሲሆን እጽዋቱ በብዛት በኢትዮጵያ የሚመረት ስሙም አቮካዶ የሚባል በውስጡ ፕሮቲን የያዘ በጣም ምርጥና በጣም ደስ የሚል ጣዕም ያለው ፍራፍሬ ነው።

ይች ምስሉ ላይ የምንመለከታት እህታችን ተማሪ ስትሆን በትምህርት ቤት በመገኘት ሀገራትን ከእንግሊዝኛ ቋንቋ የሀገራት ስምን በአማርኛ ቋንቋ በአማርኛ ፊደል ቀይራ እያሳየች ትገኛለች። በእጇ የያዘችውም ቾክ ይባላል። ጥቁሩ የሚጻፍበት ደግሞ ሰሌዳ።

ይሀ ምስሉ ላይ የምናየው እጽዋት ሲሆን እጽዋቱም ይበላል ይሄም አንድ ኢትዮጵያ ዉስጥ አንድ በኢትዮጵያ ዉስጥ ከሚገኙ እጽዋት አንዱ ይሄ ነው። እጽዋቱ በኢትዮጵያ በተለያዩ ክልሎች የሚገኝ እጽዋት ነው።

ይሄ ምስሉ ላይ የምንመለከተው ደግሞ ጥሬ ስጋ ሲሆን ኢትዮጵያ ውስጥም በብቸኝነት የምንጠቀመው ሳይበስል የምንበላው ባህላዊ ምግብ መሆኑ ይታወቃል። ከላዩ ላይ ያሉት ደግሞ ዳጣ በመባል በቢላ ተቆርጦ የሚበላ የኢትዮጵያ ባህላዊ ምግብ ነው።

ይሄ የምንመለከተው የአንድ ድርጅት መገለጫ ሲሆን ይሄም ድርጅት የኢትዮጵያ ብሮድካስቲን ኮርፖሬሽን በመባል የሚታወቀው ወይም የኢትዮጵያ ዜና አገልግሎት ድርጅት የሚታወቅበት ሎጎ ነው።

ይሄ የምናየው የእንቅልፍና እድሜ የሚል የልቦለድ አይነት ሲሆን ይዘቱም መጽሃፍ በመሆን በአማርኛ የተፃፈ በኢትዮጵያዊ የተፃፈ በጣም ውብና ደስ የሚል ልቦለድ ነው ።

በዚህ ምስል የምንመለከተው ጉልት ሲሆን ጉልቴውም እናቶቻችን እና እህቶቻችን በትሽ ማዳበሪያ ቃሪያ ሽንኩርት እና ቲማቲም እና የተለያዩ ነገሮችን በመንገድ ዳር ላይ እየሸጡ ነው። ይህም በብዙ ቦታዎች የተለመደ ነገር ነው።

ይሄ ምስል ላይ የምንመለከተው በአድስ አበባ እንጦጦ ፓርክ የሚገኝ በክቡር ዶክተር አብይ የተሰራ አንድ የመዝናኛ ፓርክ ሲሆን ቦታውም አድስ አበባን ውብ አድርጎ በማሳየት የሚታወቅ በጣም ደስ የሚል ቦታ ነው።

ይሄ የምናየው እጽዋት ሲሆን እጽዋቱም ፍሬ ያለው የፍሬውም ስም ፓፓያ ሲሆን በተለያዩ አካባቢዎች በመመረት የሚታወቅ በጣም ተወዳጅ እና ጣፋጭ የሆነ የፍራፍሬ አይነት ነው።

ምስሉ ላይ የምንመለከታት እህታችን የኢትዮጵያ ብሔራዊ መንግስት ፕሬዝዳንት ስትሆን ከኋላዋ የተለያዩ ባንድራዎች ይታያሉ። ቃለመጠይቅ እያደረገች ትገኛለች። የኢትዮጵያ ብቸኛዋ ሴት ፕሬዚዳንት ነች።

ይሄ ምስሉ ላይ የምንመለከተው የኢትዮጵያ ብሔራዊ ቡድን አሰልጣኝ የነበሩት አቶ ሰውነት ቢሻዉ ሲሆን እሳቸውም በተለያዩ ውድድሮች ኢትዮጵያን በመያዝ የተለያዩ ውድድሮችን በመያዝ የሚታወቁ ጀግና የሀገራችን የስፖርት ባለሙያ ነው።

ምስሉ ላይ የምንመለከተው ለልዩ ለተለያዩ የተለያዩ ስራዎች የምንጠቀመው አካፋ በመባል የሚጠራ የስራ መስሪያ መሳሪያ ነው። ጥቅሙም ለቁፋሮ እና ለተለያዩ ነገሮች ይጠቅማል።

ይሄ የምንመለከተው የሳፋሪ ኮም ቴሌ ማስታወቂያ ሲሆን ይህም የድምፅ ጥቅል እንግዛ የሚል ማስታወቂያ ያሳያል ። በአስራ አምስት ብር ገዝተን መቶ ፐርሰንት ጉርሻ እንደምናገኝም ይገልፃል።

ይህ የምናየው ዘመናዊ የአንፖል ማቀፊያ ሲሆን፤ በዉስጡም አምፖል በመያዝ የተለየ እይታ እንዲኖር በማድረግ በጣም ዉብ እና ማራኪ የአንፖሉ ብርሃን በቤታችን እንዲኖር የሚያደርግ ዘመናዊ የአንፖል መያዣ ነው።

ይሄ የምንመለከተው አነስተኛ የቡና መሸጫ መደብር ሲሆን ቡናውን እንደምናየው ከሰል ላይ በማፍላት በስኒ ለደንበኞች የሚቀርብበት ስርአት ነው። ይህም በተለያየ አካባቢዎች ኢትዮጵያ ውስጥ የተለመደ የቡና መጠጫ ዘዴ ነው።

ይሄ ምስሉ ላይ የምናየው መልካም ምድር ኢትዮጵያ ውስጥ በአንዳንድ አካባቢዎች ይህን የመሰለው ውብ መልካም ምድር እንዳ በኮንሶ አካባቢ በአንዳንድ አካባቢዎችን እንዳሉ በብዛት ይታወቃሉ ።

ይህ ምስሉ ላይ የምንመለከተው የቢራ አይነት ሲሆን ስሙ ጃምቦ በመባል ይታወቃል። የሚሰራው ከገብስ ሲሆን እንደምታዩት በሚታየው ብርጭቆ በመቀዳት ለደንበኞች የሚቀርብ የመጠጥ አይነት ነው።

ይሄ ምስሉ ላይ የምንመለከተው የኦርቶዶክስ ተዋሕዶ ቤተክርስቲያን የእመቤታችን ድንግል ማርያም ስዕል ነው። እሷም ኢየሱስ ክርስቶስን በመሸከም የሚያሳይ ስዕል አድኅኖ ሲሆን ይህም በተለያዩ የሃይማኖት ቤቶች የሚገኝ ነው።

ይሄ ምስሉ ላይ የምንመለከተው ተክል ሲሆን ተክሉም እንደዚህ በመስኖ ያደገ ተክል ስሙም ጫት በመባል ይታወቃል። ኢትዮጵያ ወደውጪ ከምትልካቸው አንደኛው ጫት ነው።

ይሄ የምንመለከተው የልብስ መስፊያ የኤሌክትሪክ መኪና ሲሆን ከድሮ በተሻለ ፍጥነትና ከድሮ የተሻለ ብልሃት አሁን ላይ የምንጠቀመው የኤሌክትሪክ የልብስ መስፊያ ማሽን ነው።